አሁን አሁን የሚሰሩ ጥናቶች እንደሚያመለክቱት ሰዎች ለሰበር ዜናዎች ትልቅ የሆነ ትኩረት አላቸው። ብዙውን ጊዜ በተለያዩ ማህበራዊ ሚዲያዎች እና የዜና ጣቢያዎች እጅግ ተመልካች ያላቸው ዜናዎች የሰበር ዜናዎች እንደሆኑ ጥናቶች ያመለክታሉ። ይህም ደግሞ ሰዎች ለአዲስ ነገር ያላቸውን ናፍቆት መጥፎ እንኳን ቢሆን፤ ትኩረታቸውን አዳዲስ ነገሮችን እንደሚስቡት ያሳያል።

አሁን አሁን ማህበራዊ ሚዲያዎች ከመዝናኛነት ባለፈ የገቢ ምንጭ ሆኖው ይገኛሉ። የገቢ ምንጭነታቸው ለአንድ ወይም ለሁለት ሰዎች ሳይሆን በርካታ የሆነ ሰዎችን እየጠቀሙ ያለ ሲሆን ፤ ትናንትና ምናልባት ታዋቂነት የሌላቸው የንግድ ድርጅቶች ወይም ግለሰቦች በአንድ ሌሊት ታዋቂና ሀብታም ሆነው የሚያደርጉበትን ሁኔታ እያሳዩን ይገኛሉ።

ብዙ ጊዜ በቤት ውስጥ በምናከናውናቸው ተግባራት ወይም የተለያዩ ዝግጅቶች እና ተግባሮች ስናደርግ ከምንጠቀምባቸው አንዱ መቀስ ነው ።መቀስ ለተለያዩ አግልግሎቶች የሚውል በብዙ ቤቶች የማይጠፋ ሲሆን ለነዚህ ማስጌጥና ማስዋብም መሰረታዊ ሁኖ ይገኛል።

ብዙ ጊዜ በቤት አካባቢ ሲኖን እንደውም ደግሞ ቀለል ያለ ልብሶችን ስንለብስ ከምናዘውትራቸው ጫማዎች መካከል ክፍት ጫማዎች ወይም ነጠላ ጫማዎች ተጠቃሽ ናቸው። እነዚህ ጫማዎች ብዙ ጊዜ ሞቃት በሆነ አካባቢዎች እንዲሁም ደግሞ ሞቃት በሆነ አካባቢ የተለመዱ ናቸው። አየር በቀላሉ እንደወጣና አንድገባ ስለሚፈቅዱ ተመራጭ ናቸው።

ብዙዎቻችን በየቀኑ ከምናዘወትራቸው አትክልቶች መካከል ቲማቲም ተጠቃሽ ነው። ቲማቲም በውስጡ የቫይታሚን ሲ እና ቫይታሚን ኬ እንዳለበት የሚናገር ሲሆን በተለያዩ ሀገሮች ደግሞ ከምግብነት ባለፈ ለተለያዩ ስፖርታዊ ውድድሮች ሲያገለግል እንመለከታለን።